በኢትዮጵያ ኦርቶዶክስ እምነት የሚታመኑ የተለያዩ መልኣካን እና ቅዱሳን የሚገኙበት የብር መስቀል በምስሉ ላይ ይታያል። የቅዱሳን ገድልም ጫፍ ጫፉ ላይ ተጽፎበታል። መስቀሉ ባለ ሶስት ጉጥ ሲሆን በጣም በሚያምር ቅርጽ የተሰራ ነው።

የአማራ ብሔራዊ ክልል መንግስት ርዕሰ መስተዳደር ጽ/ቤት አርማ ነዉ ምስሉ ላይ የሚታየዉ። በአማራ ክልል የሚገኙ የተለያዩ የቱሪስት መስህብ የሆኑ ቅርሳቅርሶች ወይም ደግሞ የተፈጥሮ ኃብቶች አርማዉ ላይ የሚታዩት። ለምሳሌ:- እንደ ላሊበላ ዉቅር አብያተ ክርስትያናት ፣ እንደ ፋሲል ግንብ እና እንደ ጢስ ዓባይ ፏፏቴ ያሉት ማለት ነዉ።

በአማራ ክልል ውስጥ የሚገኝ ልዩ ዞን ውስጥ የሚገኙ አባት ናቸው። በስራቸው አንድ ማህበረሰብን ያስተዳድራሉ ወይም ይመራሉ። አውራምባ በሚባል ቦታ ውስጥ ነው መቀመጫቸውን ያደረጉት። የራሳቸው የመሪነት መርህ አላቸው። እሱም ‟ሴት እና ወንድ እኩል ናቸው ወይም ደግሞ የሴት ወይም የወንድ የሚባል ስራ የለም!” የሚል መርህ ይዘው የሚተገብሩና የሚኖሩ፣ የሚመሩ መሪ ናቸው።

የኢትዮጵያ ገጠራማ ክፍል የዉኃ ባንቧ ማግኘት ስለማይችሉ የከርሰ ምድር ዉኃ በመቆፈር ነዉ የሚጠቀሙት። ይህም የሚያሳየዉ የጉድጓድ ዉኃን ነዉ። የተራራቁ ቤቶችን ይታያሉ።

በኢትዮጵያ ትምህርት ቤቶች ላይ የኢትዮጵያ የዜግነት ክብር መዝሙር ከመዘመሩ ወይም ብሔራዊ መዘሙሩ በፊት ሰልፋቸውን ለማስተካከል የተማሪውን አንደኛው ተማሪ ከፊት ካለው ትከሻ ላይ እጁን ይዘረጋል፣ ይከነዳል። ከዛ አውርዶ በትክክል ቆሞ ሰልፉ ተጠብቆ እንዲዘምር መዝሙሩ ማለት ነው።

ይህ በምስሉ ላይ የሚታየዉ ተንቀሳቃሽ የጤና ስርአተ ምግብ አገልግሎት በአማራ ክልላዊ መንግስት ደቡብ ወሎ ዞን ደሴ ዙሪያ ወረዳ ነው ፤ ይሄ ደሞ የተለያዩ ችግርተኞችን የሚረዳ፣ የተቸገሩ ሰዎችን የሚያበላ፣ የሚያክም እንደዚህ አይነት የምግብ እና የጤና ስርአቶችን የሚያገለግል ድርጅት ነው።

የጀበና ቡና ይታያል። ኢትዮጵያ በቡኗ ምርቷ እንዲሁም በቡና አፈላል ስልቷ ከሌሎች አገሮች የተለየች እንደሆነች ይታወቃል። በጣም ታዋቂ የሆነ የቡና አፈላል ባህል አላት።

ውድድሩ የሚታየው የፋሽን ውድድር እንደሆነ ያስታውቃል። ወንድ እና ሴቱ የለበሱት የኢትዮጵያ ባህላዊ ልብስ ትንሽ በዘመናዊ መልኩ ተሰርቶ ቀንበቀን እንዲሁም ስራ ቦታ ላይ ፣ የተለያዩ ቦታወች ላይ ከበዓል ውጪ መለበስ እንዲችል ተደርጎ ቀለል አረጎ ሲሰራ የሚያሳይ ምስል ነው።

በተለያዩ የኢትዮጵያ ከተሞች ውስጥ ህጻናትን ወይም የ አንደኛ ደረጃ ትምህርት ቤቶች የሚማሩ ልጆችን ለማስተማር ፣ በቀላሉ ፊደሎችን እንዲለዩ ፣ ቃላቶችን እንዲሸመድዱ ትኩረትን በሚስብ መልኩ ለማስተማር የሚጠቀሙበት ዘዴ ነው።

የአዲስ አበባ ሳይንስና ቴክኖሎጂ ዩንቨርስቲ አርማ ነው የሚታየው ፤ በሁለት ሺ አስራ አንድ የተመሰረተ ሲሆን ፣ ይህም ዩንቨርስቲ የኢንጂነሪንግ እና የቴክኖሎጂ ዩንቨርስቲ ነው ፤ የተለያዩ ጠንካራ የሆኑ ትምህርቶችን በመስጠት ይታወቃል ፤ እንዲሁም በአዲስ አበባ እና ከአዲስ አበባ ወጣ ባለሽዉ አዳማ ከተማ ሁለት ቅርንጫፎቹን ይዞ ይገኛል።

በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት የበገና ተማሪዎች ወይም ደግሞ በበገና መዝሙርን ማቅረብ የሚችሉ ሴቶች ተደርድረዉ ይገኛሉ። የለበሱት ነጭ የሀገር ልብስ ነዉ። ወንዶችም ህፃናትም አሉበት::

ኢትዮጵያ በመስከረም ወር ከአድስ ዓመት ቀጥሎ የምታከብረው ልዩ በዓል ነው። የመስቀል ወይም የደመራ በዓል ይባላል። በየአደባባዩ በተለያዩ የሀገሪቱ ከተሞች ደመራ ይለኮሳል።

ምስሉ የሚያሳየው ባለሁለት ጎማ ተሽከርካሪ ሲሆን ፤ሳይክል በመባልም ይታወቃል። አብዛኛውን ጊዜ ለአጭር ርቀት እና ብዙ ጊዜ በተደጋጋሚ ለምንሄድባቸው ቦታወች እንጠቀምባቸዋለን።

የሃብሃብ ምርት ተሰብስቦ ይታያል ። ሃብሃብ ልክ እንደ ዱባ ትልቅ ፍሬ ያለው ሲሆን ሰማኒያ ፐርሰንት የሚሆነው ውሃ ነው። በዚህም ምክንያት ውሃ ለማይጣጡ ሰዎች እንዲመገቡት ይመከራል።

በኢትዮጲያ ባህል ልምድ መሰረት የበግ ወይም የበሬ እንዲሁም የ ፍየል ቆዳ እንሰሳዎቹ ከታረዱ በኋላ ይወጠርና እንዲደርቅ ተደርጎ ለተለያዩ ጥቅም ይውላል፡፡ አንደኛ አጎዛ በሚባል ለሰው መተኛ መደብ ላይ ሚቀመጥ ፣ ለጽሁፍ መጻፊያ ፣ ለግድግዳ ማስዋቢያ ለብዙ ነገር ያገለግላል፡፡

ዘማናዊ የእንጨት ስራ የእደጥበብ ውጤቶች ይታያሉ በምስሉ ላይ። የእደጥበብ ውጤት ባለሙያወች በብዛት ኢትዮጵያ ውስጥ ይገኛሉ።

ዕጣን ወይም ጭስ ተብሎ ይጠራል። ያለበት ወይም የተቀመጠበት ደግሞ ማጨሻ ይባላል። በኢትዮጵያ የቡና አፈላል ስርዓት ከየትኛዉም የአለም ስርዓት የተለየ እንደሆነ ይታወቃል። በዚህም ኢትዮጵያ በቡና አፈላል ስርዓቷ ላይ በማጨሻ ተደርጎ ጭስ ይጨሳል። ወይም እጣን ይጨሳል። ላዩ መዐዛ ያለው እንዲሁም ለቤት ድምቀት ይሆናል።

የባህርዳር ከተማ የመሀል አደባባይ ገፅታ የሚያሳይ ምስል ነው። ጊዮርጊስ ቤተክርስቲያንም በምስሉ ላይ ይታያል። እንዲሁም የጣና እና ጀልባ እንዲሁም ደግሞ የደሴቶች ፎቶ አንድ ላይ ከምስሉ ላይ ይታያል።

በአማራ ክልል በሚገኘው የአማራ መገናኛ ብዙሃን አማራ ቲቪ ዜና ላይ የተነሳ ምስል ነው። የተነሳውም ምስል አርእስተ ዜና የአገው ፈረሰኞች ማህበር ነው። አገው በፈረሳቸውና በባህላዊ ልብሳቸው በደንብ ታዋቂ ናቸው።

በኢትዮጵያ የተለያዩ ዘመናዊ የሰርግ አከባበር ላይ ሙሽራውን ወይም ሙሽሪትን እሽኮኮ ማለት ወይም ትከሻ ላይ መሸከም ሚዜዎቹ ደስታቸውን ለመግለጽ ፣ ከፍ አድርጎ ለማሳየት፣ ወይም ደግሞ እንዳሸነፈ ለማሳየት የሚያደርጉት ባህል ነው።

ይህ ደሞ በጣም የሚያምር የራያ ባህላዊ አለባበስ የለበሰ፣ ቀሚስ የሚመስል ሽርጥ የለበሰ፣ እንዲሁም መሳሪያ የታጠቁ እንዲሁም ጸጉራቸውን ያጎፈሩ፤ ጎፈሬ በአፍሪካዊያን ዘንድ ታዋቂ የሆነ የጸጉር እስታይል እንደሆነ ይታዎቃል።

በኢትዮጵያ ባህል መሰረት በኢትዮጵያ የተለያዩ ክፍሎች ለምሳሌ በትግራይ ክልል ከሆነ አሸንዳ በዓል ይባላል። በአማራ ክልል ሻደይ ወይም ሶለል ይባላል። ነሀሴ አካባቢ ልጃገረዶች እየጨፈሩ የሚያከብሩት በዓል ነዉ።

በኢትዮጵያ ባህል መሰረት የሆኑ ጥንዶች ጋብቻ ዉስጥ ከመግባታቸው በፊት ለሴቷ ቤተሰብ ሽምግልና ይላካል። ፈቃዳቸውን ለመግለጽ ይህም ሽምግልና ይባላል።

የቤተ መጽሃፍ አዳራሽ ይታያል በምስሉ ላይ። ትልቅ ቤተ መጽሐፍ ነው። በጣም ረጃጅም የመጽሃፍ ሰልፎች ይታያሉ። እንዲሁም የማንበቢያ ጠረንጴዛዎች ይታያሉ። ትልልቅ መጽሃፍቶች በመደርደሪያው ላይ ይታያሉ።

የፌዴራል ፖሊስ ሰላም አስከባሪ ነዉ። በተለይ ትላልቅ ህዝብ ቁጥር ባለበት ቦታዎች በተለያዩ ዝግጅቶች ላይ ተራን ያስጠብቃል፤ ሰላምን ያስከብራል። ይሔ ለምሳሌ የሆነ ፕሮግራም ላይ ሰዎች ከመግባታቸዉ በፊት የፍተሻ ስነስርዓት እያደረገ ነዉ።

ይህ ደሞ ሻይ ቡና መባያ ቦታ ነው ፤ የተለያዩ ሰዎች ተሰብስበዋል ፤ አለም ቡና የሚል የቡና መቸርቸሪያ ቦታ ምስሉ ላይ ይታያል ፤ አባቶች ተሰብስበው ቡና በመጠጣት ላይ ይገኛሉ።

በኢትዮጵያ ሳይንስ እና ቴክኖሎጅይ ሚኒስቴር አርማ ነው በምስሉ ላይ የሚታየው :: ሳይንስ እና ቴክኖሎጅይዎችን ትኩረት ሰጥቶ የሚሰራ መአከለ ነው :: በምስሉ ላይ እንደሚታየው የተለያዩ ኬሚካሎች አሉ ::

በጠቅላይ ሚንስትራችን ዶክተር አብይ አህመድ መመሪያ መሰረት የአረንጓዴ ልማት ወይም የ አረንጓዴ አሻራ የማሳረፍ ጉዞ ነው የሚታየው በየቦታው ፣ በየመስሪያ ቤቱ፣ እንዲሁም በየትምህርት ቤቱ ችግኝ የመትከል ስራ እየተሰራ ይገኛል ። እሄም ከተለያዩ ቦታዎች የተነሳ እንደሚስል ነው።

በኢትዮጵያ የፌዴራል ስለስርዓት ወይም ደግሞ የ ፖሊስ አዛዦች ፣ የየጦር አዛዦች የስልጣን ደርጃ እርከን ነው የሚታየው። ይሄም የተለያዩ ከታች ጀምሮ ከሳጅን፣ መቶ አለቃ፣ ከኮረኔል የተለያዩ የእድገት ደረጃዎቻቸውን በኮኮብ መሰረት የሚያሳይ ነው።

በጎንደር ከተማ የሚገኝ የጥምቀት ማካሄጃ ቦታ ነው ። ጎንደር በጥምቀት በዓሏ በደምብ ታዋቂነትን ያተረፈች የኢትዮጵያ ከተማ ነች ። የአርባ አራቱ ታቦት መናገሻ ስለሆነች በጥምቀት ሰአት ሁሉም ወደ እርሷ ይዘርፋል።

የኢትዮጵያ የለቅሶ ስርአትን ያሳያል ሴቶቹ በማልቀስ ላይ ይገኛሉ ፤ እንደ ኢትዮጵያዊያን ሀዘናችንን ለመግለጽ ፤ ለወዳጅ ዘመዶቻችን ጥቁር ልብስን በመልበስ ሀዘን ላይ መሆናችንን እናሳውቃለን ፤ ምስሉ ላይም የሚታዩትም ሰዎች ሃዘን ላይ ናቸዉ ፤ ያጡት የተጎዳባቸዉ ሰዉ አለ ማለት ነው።

የሰላም ባስ የኢትዮጵያ የተለየዩ ክፍሎችን በህዝብ ትራንስፖርት የሚያገናኝ ነዉ። ከተለያዩ የኢትዮጵያ ክፍሎች ወደ አዲስ አበባ ወደ ዋና ከተማዉ እና ከዋና ከተማ ወደ ተለያዩ ክፍለ አገሮች የህዝብ መጓጓዣን ይሰጣል። በምቾቱ እና በአስተማማኝነቱ በጣም ታዋቂነት ያተረፈ የባስ አይነት ነዉ።

ይህ በኢትዮጵያ አገው በሚባል አካባቢ በጣም የሚመረት ተክል ነው። ድንች ይባላል። ይህ ድንች በኢትዮጵያ በአብዛኛው ቦታዎች ይመገባል። ድንች ወጥ፣ ድንች በስጋ እና የተለያዩ ነገሮችን ለመስራት እንጠቀምበታለን:

በምስሉ ላይ የሚያየው ብልቃትና መርፌ ነው። በሃገራችን የተለያዩ ክትባቶች ይሰጣሉ። ክትባቶቹ በየሰፈሩ በየቀበሌው እየተዞረ ሊሰጥ ይችላል። ክትባቶቹ በሚሰጡበት ዘንድ እንደዚህ ተደርጎ መድሃኒቱ ወደ መርፌው ይሄዳል ማለት ነው።

የጎንደር ዩንቨርስቲ አርማ ምስሉ ላይ ይታያል። የጎንደር ከተማ በአማራ ክልል ውስጥ በሰሜን በኩል ትገኛለች። በጎንደር ዩኒቨርሲቲ አርማ ውስጥ የጎንደር ፋሲለደስ ቤተ መንግስት ምስል አለበት።

በኢትዮጵያ ኦርቶዶክስ ተዋህዶ እምነት መሰረት የጥምቀት በዓል ስነስርዓት ሲከበር ምስሉ ላይ ይታያል። የሚታዩትም ከበሮዎች አታሞ ይባላሉ፤ እንዲሁም የለበሷቸው አረንጏዴ፣ ቀይ፣ ቢጫ እንዲሁም ነጫጭ ልብሶች የኢትዮጵያ ባህላዊ ልብሶች ናቸው የሚታዩት ሶስት መስቀል ያለባቸው ታቦቱ የሚሸኝባቸው ጥላዎች ናቸው።

በበረሃማ አካባቢ የሚበቅል ዛፍ ነገር ነው፤ ቁጥቋጦ ነው። እሾህ አለው፣ በብዛት ሰፊ የሆነ ስፋት ቢኖረውም ቅጠሎቹ እሾሆቹ ውሃው እንዳይተን በማድረግ በረሃ ላይ እንዲኖሩ ወይም ደግሞ ሂዎቱን እንዲያስቀጥል ይረዱታል።

ይህ የተለያዩ የፕላስቲክ ጀርካኖች ምስሉ ላይ ይታያሉ ። እነዚህ ጀርካኖች በኢትዮጵያን ዘንድ የተለያዩ እቃዎች ለማስቀመጥ ይጠቀሙበታል ። ውሃን ጨምሮ ወተት ለማመላለስ እንዲሁም በእናቶች ዘንድ ደግሞ ሽሮ በርበሬ ለማስቀመጥ ይጠቀሙበታል ።

ይህ የማስታወቂያ ሥራ ፕሪንተር ወይም ሰብሊሜሽን የሚሰራ ፕሪንተር ሽያጭ ላይ እንደሆኑ የሚያስተዋውቅ ምስል ነው። የሚታየው ጉድ ሾላ እንደሚገኙ፣ አግሪካልቸር ሚንስቴር ፊትለፊት እንደሆነ፤ እንዲሁም ስልክ ቁጥራቸው ምስሉ ላይ ይታያል

ታዋቂ የውበት መጠበቂያ ሳሙና ነው። ይህ ሳሙና በደንብ የሚታወቀው በተለያዩ ከተሞች ነው። ይሄም ደግሞ የሚያገለግለው ቆዳን ለማለስለስ እንድሁም ለማርጠብ እንድሁም ደግሞ በደንብ ውበትን ለመጠበቅ ያስችላል።

ሻሎም ባስ ነው። በደቡብ አካባቢ ወደ አድስ አበባ ወይም ሀገር አቋራጭ ትራንስፖርት ነው። ከተለያዩ የሀዋሳ እንድሁም የተለያዩ የደቡብ ክፍል ወደ አድስ አበባ ከአድስ አበባ ደግሞ ወደተለያዩ ክፍለሀገሮች የህዝብ ትራንስፖርት ይሰጣል።

በኢትዮጵያ ዉስጥ ታዋቂ የሆነች አርቲስት ነች ፤ ፈሪሃት የማነ ትባላለች። በኢትዮጵያ በሰሜናዊ ክፍል በትግራይ ክልል በመቀሌ ከተማ ተወልዳ ያደገችው ፈሪሃት የማነ በተለያዩ ፊልሞች በኢትዮጵያ ተወዳጅነትን ያገኘች አርቲስት ነች።

የድመት ዝርያ የሆኑት ቀበሮዎች ናቸው። በምስሉ ላይ ሦስት ቀበሮዎች ይታያሉ፤ ቀበሮዎች ለሚስቶቻቸው ወይም ለፍቅር አጋሮቻቸው ታማኝ በመሆናቸው አድናቆት አግኝተዋል።

በኢትዮጵያ የተዋህዶ እምነት መሰረት የተለያዩ የቄስ ትምህርት ተማሪወች ሲማሩ እንዲሁም የመኖሪያ አካባቢያቸው፣ መኖሪያ ቤታችቸው ይታያል። እንዲሁም አስተማሪያቸው የኔታ ወይም ደግሞ ቄስ የሆኑ ሰወች መሃላቸው ላይ ቁች ብለው ይታያሉ።

በኢትዮጵያ በተለያዩ ከተሞች ውስጥ የሚገኝ በግ ተራ ወይም ደግሞ የከብት ግብይት የሚደረግበት። ማለትም እንደ በግ፣ ፍየል፣ ላም፣ ዶሮ እና የመሳሰሉት የ የሚሸጥበት ቦታ ነው።

በምስሉ ላይ አጼ ቴዎድሮስ ይታያል። የኢትዮጵያ ንጉስ በጎንደር ከተማ በጣም ለረጅም ዘመናት የገዛ ሰውየ ነው፣ አጠገቡ አንበሳ ይታያል ጀግንነቱን ለመግለጽ ሲሆን፤ በእጁ ጋሻ እና ጦር ይዟል የጎንደር ንጉስ ነበር። በጣም ጀግና ነበር ። ጸጉሩን ወደ ኋላ ሹሩባ ነበር የሚሰራ በዚህም እውቅናን አግኝቷል።

ሮኆቦት የኤሌክትሪክ ጥገና ማሰልጠኛ ተቋም ያወጣው መግለጫ ወይም ማስታወቂያ ነው። የአጭር ጊዜ ስልጠና ብቁ ባለሙያዎችን እንደሚያወጡ የሚናገሩበት እንዲሁም ሲኦሲ በሰለጠኑ ባለሙያወች እንደሚያስፈትኑ አድራሻቸው ደግሞ አሮጌ መናሀሪያ ዋንዛ አደባባይ ተስፋዬ ግዛው ህንፃ አንደኛ ፎቅ እንደሆነ ቢሮ ቁጥራቸው ደግሞ ዜሮ ዜሮ ሰላሳ ሶስት እንደሆነ ይገልፃል።

ባህርዳር ከተማ የተነሳ ፎቶ ነው። በአውራ ጎዳናው ላይ እና በአማራ ቲቪ የዜና ሙዳይ ፕሮግራም ላይ የቀረበ ሲሆን የዜናው አርዕስትም የባህርዳር ከተማ ውሎ የሚል ነው።

ይሔ ደግሞ በባህላዊ መልክ ወይም የጀበና ቡና አቀራረብ ነዉ። የኢትዮጵያ በቡና ምርት በጣም የታወቀች እንደሆነ ግልፅ ነዉ። ይሔ ደግሞ ቡናዉ ተፈልቶ በባህላዊ ሲኒያችን ተቀድቶ ለእንግዳ የሚቀርብበት ስርዓት ነዉ። ከቡናዉ ሲኒ አጠገብ ያለዉ ስፌት ደግሞ የቡና ቁርስ መያዣ ወይም ስኳር መያዣ ይሆናል። እናቶቻችን በእጃቸዉ ነዉ የሚሰፉት

የባህርዳር ከተማ ላይ በጊዎርጊስ ቤተክርስቲያን ፊት ለፊት ፤ የጊዎርጊስን ታቦት ሊሸኝ የወጣ ህዝብ ነው የሚታየው ፤ የጥምቀት በአልን አከባበር ነው የሚያሳየው ፤ የባህርዳር በየመንገዱ ዳር የተተከሉ ዘንባባዎች ቆንጆ አረንጓዴነትን አላብሰዉታል ፤ ከዛ ምእመኑ ነጭ ልብስ በመልበስ በአሉን ቆንጆ አድርጎታል።

ሙስሊም ወንድሞቻችን እና አባቶቻችን በኢትዮጵያ ውስጥ መኖር ከጀመሩ ዘመናት እንደተቆጠረ ይነገርላቸዋል። አሁን በሀገራችን ላይ በብዛት ያሉ ሰዎች ናቸው። ሙስሊም አባቶቻችን እየሰገዱ በአደባባይ ሶላታቸውን እያደረሱ ምስሉ ላይ ይታያሉ።

የመብራትናበአበባ እንዲሁም በነጭ ምንጣፎችንና ጨርቆች የተዋበ የሰርግ አዳራሽ ወይም የሙሽራ መቀመጫ ዲኮር ወይም ደግሞ ማስዋቢያ ይታያል። ለሰርግ ይመስላል የሚዜዎች መቀመጫ ስላለው በጣም የሚያምር እይታ አለው።

በኢትዮጲያ በገና በዐል ጊዘ ወይም በኢየሱስ ክርስቶስ የልደት በዐል ወንዶች ልጆች ከዘራ በሚመስል ወይም 7 ቁጥርን በምትመስል እንጨት ኳስን እያንከባለሉ እንደ እግር ኳስ በጎል ላይ በማስቆጠር ጨዋታን ይጫወታሉ። የያዙትም የገና ዱላ ይባላል እና የሚጫወቱትም ጨዋታ የገና ጨዋታ ይባላል።

ምስሉ ላይ የሚታዩ የጉሎ ዛፍ ነው ።በእንግሊዘኛ አጠራሩ የካስተር ሲድ ወይም ደግሞ የካስተር ኦይል የሚሰራበት ዛፉ ነው ።በኢትዮጵያ እናቶች ዘንድ መጣድ ለማሟሻነት ወይም ደግሞ እንጀራው ከምጣዱ ላይ ተጣብቆ እንዳይቀር ዘይት ለማድረግ ወይም ደግሞ እንዲረጥብ የሚጠቀሙበት ፈሳሽ ነው. ይህ ፍሬ ብዙ ግልጋሎት አሉበት በጤና ዘርፍ አንጀትን ለማጥዳት ይጠቅማል ።

በምስሉ ላይ የምናያቸው የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገረ ያስተላለፋት የክተት ጥሪ መቀበል በሚል ርዕሰ የተዘጋጀ በአማራ ቲቪ ላይ የቀረበ የክተት ጥሪ ነው። እኚ ሰው ቀደመ ባሉት አመታት የባህርዳር ርዕሰ መስተደድር በመሆን አገልግለዋል።

ትንንሸ የሰንበት ተማሪዎች ልጆች የድቁንና ልብስን ለብሰው በምስሉ ላይ ይታያሉ። የያዙትም ከበሮ የምት መሳሪያ ሲሆን በባህላዊ መንገድ የሚስራ ነው። ኢትዮጵያ ኦርቶዶክስ ተዋህዶ እምነት ውስጥ በጣም ታዋቂ የሆነ የሙዚዋ መሳሪያ ነው።

ይህ ደሞ ዘመናዊ የሃገር ባህል ልብስ መሸጫ መደብር ነው መሸጫዉ ዉስጥም ከቀሚስ አልፎ ነጠላዎች እና ጋቢዎች ይታያሉ። ቀሚሶቹ በተለያየ ቀለማት የተዋቡ ናቸው በተለያየ ጥልፍ በወርቃማ፣ በሰማያዊ ፣ በቡኒ፣ እንዲሁም በሰማያዊ።

የማስጌጥ ዘይቤዎች እንደ ጣዕምና እንደ ወቅቱ ፋሽን የሚለያዩ ሲሆን ዘመናዊ፣ ባህላዊና ገጠርን ያካትታሉ።

በምስሉ የሚታዬው ቀበሮ ነው። በኢትዮጵያ በሰሜናዊ ክፍል ባለው ተራሮች በተለያዩ በባሌ ተራሮች የሚገኝ እንሰሳ ነው። ይህ እንሰሳ በሚስቱ ወይም ደግሞ ለትዳር አጋሩ ታማኝ በመሆን ይታወቃል።

የአፄ ፋሲለደስ ቤተ መንግስት ነዉ የሚታየዉ። የአፄ ፋሲለደስ ቤተ መንግስት መገኛዉን ያደረገዉ በኢትዮጵያ በአማራ ክልል በጎንደር ከተማ መሀል ላይ ነዉ። ብዙ ጎብኝዎች አሉት። ከዓመት ዓመት ጎብኝዎች እየጨመሩ እየመጡ እንደሆነ ይነገራል።

ኢፌዲሪ መከላከያ ሰራዊት ዓርማ ነው። በመከላከያ ሰራዊት አርማው ላይ በጣም ብዙ ነገሮች ይታያሉ ከኢትዮጵያ አረንጓዴ ቢጫ ቀይ አርምማው ባሻገር የጦርና የጋሻ እንዲሁም የእርግብ ምልክት እንዲሁም የአረንጓዴ የስብል ምልክት አለ እነዚህ ራሳቸውን የቻለ ብዙ ትርጉማ አላቸው።

ምስሉ ላይ በሚታየው ሻይ ከሻይ ቅጠል የተሰራ የፈረንሳይ ብርጭቆ በምትባል ብርጭቆ ነው የቀረበው ውስጡ ማንኪያ አለው ስኳር አለው አማስሎ መጠጣት ነው ከጎኑ አምባሻ ወይም ደግሞ የዳቦ አይነት አለ። አብሮ ለመብላት ወይም ለምግብነት የቀረበ ነው።

አብዛኛው በኢትዮጵያ የገጠር አካባቢዎች ላይ የንጹህ ዉሀ አገልግሎት አያገኙም ስለዚህ በተለያዩ በመንግት ድርጅቶች ወይም ደግሞ በበጎ ፈቃደኛ ወይም ደግሞ ከመንግስት አካል ውጭ የሆኑ የሲቪል ማህበራት በማሰባሰብ ወይም በመተጋገዝ የጉድጓድ ውሃ ሲጠቀሙ የሚያሳይ ነው።

ፍቅር እስከ መቃብር በኢትዮጵያዋናዎች ልብ ውስጥ በጣም ተወዳጅነትና አድናቆትን ያተርፍ በጣም ቆንጆ የፍቅር መጽሐፍ ነው። ይህ መጽሐፍ ከትረካ አልፎ አሁን ላይ በኢትዮጵያ ቴሌቪዥን የፊልም ኢንዱስትሪ ወይም የድራማ ኢንዱስትሪውን ተቀላቅላል።

እሄ ደግሞ የአያት አክሲዮን ማህበር ማስታወቂያ ነው። ማስታወቂያውም ከአመት አመት ከፍተኛ ትርፍ ይገኛል በ 201 44%። በ 2016 45% እንዲሁም በ2015 51%ትርፍ እንዳገኙ እናንተም እነሱ ልትመርጡ እንደሚገባ ወለድ 7% እንደሆነ ትርፍ 45% እንደሆነ የሚገልጽ ማስታወቂያ ነው።

የአቮካዶ ዛፍ የአቮካዶ ፍሬም በደንብ አፍርቶ ይታያ አቮካዶ ቅባትነት ያለው ለጤና ተስማሚ በውስጡ ብዙ ንጥረ ነገሮችን የያዘ ተክል ነው። በኢትዮጵያ ብዙ የሀገሪቱ ክፍል ላይ ይገኛል።

ቆንጆ ቆንጆ ብዙ የኢትዮዽያ ውጣቶች ይታያሉ። የለበሱትም ተመሳሳይ የሀገር ልብስ ነው። የ ሀገር ልብሱም በጎጃም እና በጎንደር አካባቢ የሚለበስ ነው። ፀጉራቸውም የባህላዊ እሴቱን የጠበቀ ነው።

በምስሉ ላይ በኢትዮጵያ ሰንደቅ አላማ እና በነጭ ክሮች የሚሰሩ የሸማ ስራዎች ነው። የሸማ ስራ በኢትዮጵያ ክርን ወደ ጨርቅነት የመቀየር ስራ ነው። በባህላዊ መንገድ በሸማኔ እቃ የሚሰራ ነው። በምስሉ ላይ እንደሚታዬው የኢትዮጵያ ባህላዊ ልብስ እየተሰራ ይታያል።

በኢትዮጵያ በተለያዩ ብሔረሰቦች ለምሳሌ በሐረርጌ ወይም በአማራ በጎንደር እና በጎጃም አካባቢ ሴት ልጆች የሚሰሩት ነዉ። ግራምጣ ወይም ደግም ሰሌን ተጠቅመዉ ሊሰሩ ይችላሉ። የተለያየ ቀለም ለማምጣት ቀለም በመንከር ወይም ማዳበሪያ በመጠቀም ሊሰሩ ይችላሉ።

አደይ አበባ ይባላል ።በኢትዮጵያ ብቻ ነው የሚገኘው። ኢትዮጵያ የአስራ ሶስት ወር ፀጋ ባለቤት እንደሆነች ይታወቃል። ከዛ ጳጉሜ አልፎ መስከረም ሲመጣ መስከረም ላይ እነዚህ አበቦች ይወጣሉ። እነዚህ አበቦች ሲወጡ አዲስ አመት መገለጫ ይሆናሉ። አደይ አበባ ይባላሉ።

በምስሉ ላይ የሚታየው በኢትዮጵያ ተዋህዶ ቤተክርስቲያን ላይ ለመዝሙር አገልግሎት ሲያገለግሉ የሚጠቀሙበት የሙዚቃ መሳሪያ ነው፤ ስሙም ፅናፅን ይባላል። ወደፊት፣ ወደኋላ ፣ ወደ ጎን እና ከቀኝ ወደ ግራ በማመላለስ ያሉትን ድምፅ በማውጣት ለመዘመር የሚጠቀሙበት የሚገለገሉበት መሳሪያ ነው ።

አጉማስ ውሀ የሚል ታፔላ የተለጠፈበት መኪና ይታያል ።ታርጋ ቁጥሩ የአዲስ አበባ እንደሆነ ያሳያል። ማስታወቂያ ተለጥፎበታል መኪናው ላይ አድራሻቸው ባህርዳር መስቀል አደባባይ ፊት ለፊት እንደሆን ያሳያል። የተጣራ የተፈጥሮ ውሃ ነውይላል። አድማስ የታሸገ ውሃ የጣና የተፈጥሮ ውሃ ነው ይላል።

የባህርዳር ከተማ ዋና አቋራጭ መስመር ነው። ይህ መስመር የሚወስደው ከአየር መንገድ ጀምሮ አባይማዶን አቋርጦ ወደ ጎንደር መውጫ ይዞ የሚወጣው አስፓልት ነው። አስፓልቱም በጣም በሚያምር በየዳሩ በአበባና በዛፍ እንድሁም በዘንባባ የተሸፈነ ነው።

በኢትዮጵያ በአማራ ክልል ዋና መቀመጫ በሆነችው በዉቢቷ ባህርዳር ከተማ የሚገኝ የሆቴል አገልግሎት ውስጥ የሚገኝ መንገድ ነው ሆቴሉ ሆምላንድ ተብሎ ይጠራል። በውስጡ የሚገኙ የህጻናት እንዲሁም ያዋቂዎች የመዋኛ ቦታወች ናቸው።

አስቻለው ፈጠነ የሚባለው የባህላዊ ሙዚቃ አቀንቃኝ በኢትዮጵያ ብዙ የሀገር ባህል ሙዚቃዎች ያሉት በተለያዩ ቋንቋዎች በተለያዩ ብሄረሰቦች ተወዳጅ የሆነ ሰው ነው።

በኢትዮጵያ በአማራ ክልል የሚገኝ አዊ ልዩ ዞን ተብሎ በሚጠራው ስፍራ የሚለበስ አልባሳትና የሚያዝ የጥላ ጌጥ ነው ልብሳቸው እንደምታዩት በቀይ ጥለት ያማረ ሲሆን በሀገራቸው የሚለበስ ልብስ ነው እንዲሁም ልዩ ጭፈራ አላቸው በጣም ታዋቂ ያደርጋቸዋል።

ኢትዮጵያ በአብዛኛው አካባቢ የምትገኝ አበባ ነች ፤ ሀረግ ላይ የምትበቅል ስትሆን ብዙ ግዜ አናት ላይ ለጨዋታ ይገለገሉባታል። በተለያየ ከለር አላት በነጭ አላት ፥ እንዲሁም በቀይ አለው በጣም የሚያምር ነው።

በለስ በመባል የሚታወቅ ፍሬ ነው በብዛት በትግራይ አካባቢ ወይም በኢትዮጵያ ሰሜናዊ ክፍል ነው በመብቀል የሚታወቀው ሞቃትና በረሀማ በሆነ ቦታ ላይ በብዛት ይታያል። ቅጠሉ እሾህ አለው ቅጠሉ ውሀን ከትነት እንዲከላከል ተደርጎ የተሰራ ነው። ፍሬውም ላይ ቢሆን የተወሰነ እሾህ ቢኖረውም የሀገሩ ሰው እንዴት መብላት እንዳለባቸው ብልሀቱን ያውቁበታል።

በባህላዊ ሙዚቃ በባህላዊ ፊልም በተለያዩ የቴሌቪዥን መስኮቶች የምናውቃት ብሌን ማሞ ናት። የሀገሯን ባህል በየቦታው በየክፍለ ከተማው በመዞር የምታስተዋውቅ ውድና ቆንጆ ኢትዮጵያዊ እንስት ነች።

ቆሻሻ ወይም የፕላስቲክ ቆሻሻዎችን እየተሰበሰበ ድጋሚ ስራ ላይ በመዋል የተለያዩ ነገሮችን የሚሰራ ማሽን ለምሳሌ እዚህ ጋር ጫማ ይሰራል ብዙ ወጣቶች፣ በብዙ ገበሬዎች አገልግሎት ላይ የሚውል ጠንካራ ጫማ ሽብጥ የሚባል ጫማ እየተሰራ ነው። ከፕላስቲክ ነው የሚሰራው ከወዳደቁ ሃይላንዶች እንዲሁም ላስቲኮች ተሰብስቦ ነው የሚስራ

በምስሉ ላይ የሚታዬው የፕላስቲክ ፋብሪካ ይመስላል። በፕላስቲኩ ዉስጥ የተለያየ አቅጣጫ ይታያሉ። ነጭ እና ሰማያዊ።

በምስሉ ላይ የሚያየው የቤት ቁሳቁስ ሲሆነ ቡናን ለመፍጨት የምንጠቀምበት መፍጫ ነው። ቡናም በምስሉ ላይ ይታያል። የኢትዮጵያውያን ሁሉም ቤት ቡና ይፈላል። ስለዚህ ይሄ የቤት ቁሳቁስ በሁሉም ዘንድ አስፈላጊ ነው።

የጎንደር ባህላዊ ቀሚሶችን የለበሱ ሴቶች ናቸው። የሚያዩት ሴቶቹ ሹርባቸውን የጎንደር ባህላዊ አሰራር በእጃቸው የያዙትም ጥጥ ነው። ጥጥን እየፈተሉ ነው። ጥጥ እየፈተሉ ማለት የጥጥ ፍሬን ወደ ክርነት የመቀየር ስራ እየሰሩ ነው።

በጣም ታዋቂዋ እና ተወዳጇ አቀንቃኝ እጅጋየሁ ሽባባዉ ነች። እጅጋየሁ ሽባባዉ በባህርዳር ከተማ ተወልዳ ያደገች ሲሆን ለኢትዮጵያ ትልቅ የሚባሉ ተወዳጅ የሙዚቃ ስራዎችን ሰርታለች። ለተለያዩ ትናናሽ አርቲስቶች ስራዋ መሰረት ሆኖ ያገለግላል። በጣም ጥሩ አርዓያ ነች።

ይህ ደሞ በየከተማው ፥ በየሰፈሩ ፌርማታ የመስራት ወይም ሀገር አቋራጭ ግን ሀገር የሚያቋርጠው የተወሰኑ ከተሞችን።፥ የተወሰኑ ዝቦችን ያሸጋግራል ፤ ይህ የህዝብ ማጓጓዣ ነው።

ይህ በጎንደር ከተማ ወጣ ባልች ስፍራ የተሰራ ቤተመንግሥት ሲሆን። እጅግ ያማረ እና ጥንታዊ የሆነ ስፍራ ነው።

የጎንደር ባህላዊ ልብስ ነው ከአፄ ቴዎድሮስ የተወሰደ ሲሆን ጃኖ በመባል ይታወቃል ፤ ቀይ ጥለት ያለው ሲሆን የተለያዩ የጎንደር ከተማ ነዋሪዎች እንዲሁም በጎንደር አካባቢ የሚገኙ ነዋሪዎች ይህን ልብስ በመልበስ ይታወቃሉ። ይሄ የሀገራዊ ልብስ በዘመናዊ ሸማ የተሰራ ነው።

የኢትዮጵያ ገጠራማ ክፍል የተለመደ የቤት አሰራር ነዉ በምስሉ ላይ የሚታየዉ። እንዲሁም የገጠራማ አካባቢ ላይ የተነሳ ፎቶ ነዉ የምናየዉ ምስል ላይ፤ ይሄም ለምሳሌ መሀል ላይ ያለዉ ጎጆ ቤት አብዛኛዉ የገጠር ክፍል የሚኖሩበት እና የለመደዉ የቤት አሰራር ነዉ። ወለሉ እንዲሁ አፈር ሲሆን እንዲሁም ጣራዉ ደግሞ በሳር ነዉ የተሰራዉ።

በምስሉ ላይ የሚታየው የብረት የእጅ የተለያዩ በሮች እንዲሁም የቤት ቁሳቁሶች አጥሮች የተለያዩ መገልገያዎቹን በመገጣጠም በመቆራረጥ እንዲሁም በማጣበቅ የሚሰሩ የብረት ባለሙያዎች ናቸው።

በኢትዮጵያ ትናንሽ ከተማዎች ላይ የሚደረግ ትናንሽ ገበያዎች ናቸው። ይህም ደግሞ ከአንዱ ሰፈር ወይም ደግሞ ከትንሽዬ ከተማዎች፣ ገበያዎች ወይም ጉሊቶች መካከል አንዱ ነው። ይህ ሰዎች እየተገበያዩ ያሳያል።

ይሄ ምስሉ ላይ የምናየው ሰውየ ባለ ክር መሳሪያ ክራር የሚባል መሳሪያ እየተጫወተ እንደሆነ ይታያል። ነጭ ልብስ አድርጓል ባህላዊ መሳሪያ ነው። ሰውየውም ነጭ የአገር ባህል ልብስ አድርጓል የክር መሳሪያው ቆንጆና ልዩ ጣዕም ያላቸውን ዜማዎች ያወጣል።

ይህ ደግሞ መሳሪያ ነው ሽጉጥ ይባላል። ከጎን ደግሞ ያለው ካዝናው ነው። ሽጉጥ ህጋዊ መሳሪያ ፈቃድ እስከሊለ ድረስ ኢትዮጵያ ውስጥ ይዞ መንቀሳቀስ አይቻልም። በግለሰብ ደረጃ፤ ሽጉጥ በጣም አጸያፊ ነገር ነው።

በኢትዮጵያ የስፖርት ታዋቂ ጋዜጣ ነው ምስሉ ላየ የምናየው። ረፖርተር ጋዜጣ ይባላል። ይህ የተለያዩ አዲስ እና አጓጊ የሆኑ የስፖርት ዜናወችን አንዳንዴም የመንግስት ወይም የፖለቲካ ዜናዎችን የሚያገርብ የጋዜጣ አይነት ነው።

የኢትዮጵያ ብሄራዊ ባንክ አርማ ይታያል። ኢትዮጵያ ብሄራዊ ባንክ ለገንዘብ ኖቶች ለሳቲሞች እንዲሁም ለተለያዩ መገበያያዎች እንዲሁም ተመን የውጭ ምንዛሬ የተለያዩ ነገሮችን ይቆጣጠራል።

የትራንስፖርት ሚኒስቴር አርማ ይታያል። የትርንስፖርት ሚንስትር በአጠቃላይ በኢትዮጵያ ያለውን የትራንስፖርት ችግር ለመፍታት የህዝብን ከቦታ ቦታ መመላለስ የተሻለና የተፋጠነ እንዲሆን ሀላፊነት የሚወጣ ነው ።

ብዛት በባህርዳር እና በሐዋሳ የሚገኝ የአሳ አይነት ነው እና የከተማዋ ነዋሪ ለምግብነት እንዲሁም ለቢዝነስ ወይም ለንግድ ሥራ እያወጣ ለህዝቡ በመሸጥ የመተዳደሪያ ሥራ አድርጎታል:: በተለይ ዳርቻው አካባቢ የሚኖሩ ሰዎች እዛው ላይ በመጥበስም በመሸጥ ይተዳደራሉ::

በአማራ ቲቪ መስኮቱ ላይ የተነሳ ፎቶ ሲሆን የመስኖን ካናል ግንባታ ይላል። በዜና ሙዳይ ፕሮግራም ላይ የቀረበ ነው። የአርስተ-ዜናውም ለግንባታው ከአፍሪካ ልማት ባንክ 17 ሚሊዮን ብር የገንዘብ ድጋፍ ተገኝቷል ይላል።

የሶፖርት ሊግ መፅሄት ነዉ። ሽፋኑ ነዉ የሚታየዉ። ይሄ ደግሞ በየወሩ ወይም ደግሞ በየ ሁለት ሳምንቱ ነዉ የሚታተም መፅሔት ሲሆን፤ የስፖርት ዜናዎችን ነዉ የሚዘግበዉ። ለምሳሌ የኩል ዉኃ ማስታወቂያ አለ። ማንችስተር ሲቲ ከሊቨርፑል የዋንጫ ለማለፍ ግጥሚያ አለ።

ተማሪዎች በኮፒውተር ትምህርት ላይ ይገኛሉ። የኮፒውተር ተደራሽነቱ በኢትዮጵያ ቀዝቀዝ ያለ ወይም ለሁሉም ተማሪ ማዳረስ እማይቻል ስለሆነ። አንድ ኮፒተርን ለሶስት እየተጠቀሙ ይታያል። እና የኮፒውተር ትምህርት ጥሩ ነው።

ኢትዮጵያ በቆንጆ መልክአ ምድር እንዲሁም በጥሩ አየር ፀባይ የታደለች እንደሆነች አለም ሚመሰክርላት ነች ።አረንጓዴ መሬቷ በጣም ደስ ይላል ።ለሰው ልጅ ተስማሚ መሆኗ በጣም ደስ ይላል ።በምስሉ ላይ የኢትዮጵያ መልክአ ምድር ይታያል ።አረንጓዴነቱም በግልፅ ይታያል።

በምስሉ ላይ የሚታየው የአፕል ምርት ዛፉ ላይ እንያለ ነው። የአፕል ፍሬ በብርዳማ ወይም ደግሞ ቀዝቃዛ በሆኑ የሀገሪቱ ክፍል የሚበቅል ተክል ነው። እንድሁም በተለያዩ የሀገሪቱ ክፍል ያልተለመደ እና ውዱ የፍራፍሬ አይነት ነው።

የፌደራል ፖሊስ የአትዮጵያ የፌደራል ፖሊስ በመኪናቸው ተጭነው ወደ ግዳጅ ሲሄዱ ያሳያል የፌደራል ፖሊስ ሃገርን የመጠበቅ እንዲሁም ከተማ ሰላም የማስጠበቅ እንዲሁም የተለያዩ ሰላም የማስከበር ዝግጅቶች ላይ ይካፈላል

የሀበሻ ልጅ ፀጉር ይታያል። ሀበሻ ፀጉሩ ከርደድ ያለ ሲሆን ብዛት አለው ብዙ ጊዜ ቁመት ላይኖረው ይችላል ምክንያቱም ፀጉራችን እንዴት መንከባከብ እንዳለብን ሰለማናውቅ ከታች እየተቆረጥ ስለሚወጣ ነውጂ እድገት አለው ምንግዜም።

ይህ የሚያየው የሸክላ ድስት ነው። በኢትዮጵያ በአብዛኛው ክፍል ከጭቃ የተሰራ በእሳት የተለበለበ እቃዎችን ለቡና ማፍያ፣ ለወጥ መስሪያ፣ ለተለያየ ስራ ይጠቀሙበታል። ይገለገሉበታል።

በምስሉ ላይ የሚታየው የጥፍር ሞረድ ነው ።የጥፍር ሞረድ ደግሞ ጥፍራችን በጥፍር መቁረጫ ከቆረጥን በኋላ እኩል ማይመጣውን ፓርት እኩል ለማድረግ የምንጠቀምበት የውበት መጠበቅያ ነው ።

በጣና ላይ የሚደረግ የታንኳ ትርዒት ነው። አብዛኛውን ጊዜ የ ጊርጊስስ በአል መወይም የተለያዩ የታቦቶች ክብረ በአል ሲኖር ወይም ደግሞ የጥምቀት በአል አከባበር ሲኖር ይሄ ዝግጀት የሚደረግ ይሆናል ከዚህም ባለፈ ግን በአዘቦት ቀን ለስራነት ይውላሉ እነዚህ እንትኖች ።

ይሄ ደግሞ ከአማራ ቲቪ መስኮት ላይ የተነሳ ፎቶ ሲሆን አሚኮ ቲቪ ላይ በዜና ሙዳይ ላይ አስራ ሁለት ሰአት ከአስራ ስድስት የቀረበ ዜና ነው ። የዜናውም አርዕስት የመንገድ ግንባታ ይላል ። የደብረ ማርቆስ ከተማን ገጽታ ሊያሻሽል የሚችል የመንገድ ግንባታ እየተከናወነ ነው ሲሉ ከንቲባ መንበሩ ዘውዴ ገልጸዋል ይላል ።

ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት መሠረት በቤተመቅደሱ ውስጥ የሚካሄድ ጉባኤ ነው። በጉባኤውም ወንዶቹም ሴቶቹም እንዳሉ ያስታውቃል። ጸሎት እያደረጉም እንደሆነ ይታያል ምስሉ ላይ ቆንጆ ቆንጆ ነጭ ልብሳቸውን ሀገራዊ ልብሳቸውን አድርገው ይታያሉ።

ሽሮ ወጥ በቃርያ በእንጀራ ምስሉ ላይ ይታያል ። ሽሮ ወጥ ደምበኛ የሀበሻ ምግብ ነው ። ሽሮ ወጥ ብዙ አይነት ሽሮ ወጥ አለ ። አሰራሩ የውሃው መጠን እና የሽሮ መጠን የተቀላቀለበት ሲቀያየር ተጋቢኖ ሊሆን እችላለሁ፣ ቦዘና ሽሮ ሊሆን ይችላል፣ ላላ ሊሆን ይችላል እና ደግሞ ፈሰስ ሽሮ ሊሆን ይችላል።

ይሄ ደግሞ ወጣት ልጆች ተሰብስበው የባህላዊ ልብስ ለብሰው ድራማ በመስራት ላይ የሚገኙ ይመስላል የተለያየ አይነት አለባበስ የለበሱት የንግስት አለባበስ የለበሰች ልጅ አለች። እንድሁም የንጉሥ ከዛም አልፎ የሰራተኞች አለባበስ ይታያል።